ግብርና:- ግብርና በአለም ላይ በስፋት የሚከናወን የስራ አይነት ሲሆን በግብር ወቅቶችን ጠብቆ የዝናብ ወቅቶችን ጠብቆ ሰብል የማምረት ከብቶችን የማራባት እና የማድለብ ስራ የያዘ ነዉ።

ዜና ሰበር ዜና ሰበር ዜና ድንገተኛ የሆኑ መረጃዎችን ሰአቱን ባልጠበቀ መልኩ ታዳሚዎች እንዲያዳምጡት ተደርጎ የሚቀርብ የዜና አይነት ሲሆን በሰበር ዜና ወቅታዊና አንገብጋቢ የሆኑ ዜናዎች ይቀርባሉ።

ማስጌጥ ማስጌጥ ማስዋብ ማሳመር ማስጌጥ የሚለው ቃል ለብዙ ነገሮች ውበትን መጨመር የሚለው ትርጓሜውን የሚሰጠን ሲሆን ማስጌጥ በተለያየ መንገድ በአልባሳት፣ በቀለም ወይም በጌጣጌጦች ሊሆን ይችላል።

ማስጌጥ፣ ማስዋብ፣ ማሳመር እነዚህ ቃላቶች ዉበትን የምንጨምርባቸዉ መንገዶች የሚገልፁ ሲሆኑ ሂደቱንም የምንጠቀማቸዉንም ቁሶችንም ለመግለፅ ይጠቅማሉ። ማስጌጥ፣ ማስዋብ፣ ማሳመር!

ማስገጥ ማስዋብ፦ ባስኬትና ማስገጥና የሰውን ልጅ ውበት ለማውጣት ሲባል በተለያዩ መንገዶች በተለያየ ጌጣጌጦች ውበትን በመጨመር የሰው ልጅ ያለውን ውበት ያሳይበታል።

ታዋቂ መሪዎች አባቶች ኔልሰን ማንዴላ:- ኔልሰን ማንዴላ በአለም ላይ ተፅዕኖ ከፈጠሩ ታዋቂ መሪዎች ዉስጥ አንዱ ነዉ። ኔልሰን ማንዴላ ለ 27 ዓመታት በእስር ቤት ያሳለፈ እና ከዚያም ወጦ አለም ላይ ብዙ ታሪክን የሰራ ነዉ።

ታዋቂ መሪዎች አባቶች የአንድ ማሂበረሰብ መሪዎች ሲሆኑ የአካባቢዉን ሰው ያሲተምራሉ

ንግድና ግብይት የቡና ንግድ፤ የቡና ንግድ የቡና ምርትን ከአምራች ተቀብሎ ወደ ተጠቃሚው ለማድረስ በመሐል ያለ የንግድ ዓይነት ነው።

የጽህፈት መሳሪያ እቃዎች ብዕር ከጽህፈት መሳሪያ አንዱ ሲሆን ቀለምን በመንከር የተለያዩ በጽሑፍ አይነቶችን እና የስዕል ራዎችን ለመስራት የሚያገለግል ከሸንበቆ ወይም ከቀርቀሃ ሊሰራ የሚችል የመጽሐፊያ አይነት ነው።

የሱፐርማርኬት ምርቶች ዘይት ዘይት አንዱ የሱፐር ማርኬት ምርቶች ዓይነት ሲሆን፤ ምግብን አጣፍቶ ለመሥራትና ለመቀቀል ለማብሰል የምንጠቀመው አይነት ነው ዘይት።

አትክልትና ፍሬፍሬዎች አናናስ:- አናናስ ከፍራፍሬ አይነቶች አንዱ ሲሆን በጣም ጣፋጭ እና ቢጫ ቀለም ያለዉ የተለያየ የምግብ አይነት የሚሰራበት የፍሬፍሬ አይነት ነዉ። አናናስ!

ባህላዊ ሕክምና ባህላዊ ሕክምና በባህላዊ መንግድ የሚደረግ የህክምና አይነት ሲሆን ሰዎች በተፈጥሮ ከተፈጥሮ የሚያገኙትን ቁሳቁስ በመጠቀም በልምድ እና በጊዜ ሂደት ያገኙትን እውቀት ለሰዎች ለማዳን የሚያደርጉበት ሂደት ነው::

ስራ የንግድ ስራ የንግድ ስራ ገዢ እና ሻጭን የሚያገናኝ ሻጭ የተለያዩ እቃዎችን ወይም ለጥቅም የሚውሉ ነገሮችን ለገዥ የሚያቀርቡበት የስራ አይነት ነው።

መጓጓዣና ተሽከርካሪ፤ ባቡር ፦ባቡር ከመጓጓዣ አይነቶች አንዱ ሲሆን ረዘም ያለና በሃድድ ላይ የሚንቀሳቀስ ብዙ ተሳፋሪዎችንና ብዛት ያለው ቁስን ይዞ መንቀሳቀስ የሚችል የመጓጓዣ አይነት ነው።

መጽሃፍት፣ መጽሄትና ጋዜጣዎች፦ ጋዜጣዎች በየቀኑ የሚታተሙ በወረቀት ላይ የወቱ ጽሁፍና ዜናዎችና የተለያዩ አዝናኝ ነገሮችን በውስጣቸው ይይዛሉ ብዙ አይነት ረእስና እና ብዙ ዓይነት ይኖራቸዋል።

መዌቢያዎች ወይም የዉበት መጠበቂያ:- መዋቢያዎች ወይም የዉበት መጠበቂያ የሰዉ ልጆች የእለት ተእለት ኑሯቸዉ ላይ ከሚያጋጥሟቸዉ ሰዉነታቸዉን የሚጠብቁበት እና የሚዋቡባቸዉ የዉበት መጠበቂያ መሳሪያዎች ናቸዉ።

ጥበብ እና ባህል ባህል:- ባህል ማለት የሰዉ ልጆች በዕለት ተዕለት ያላቸዉን መስተጋብር የሚያሳዩበት የሚደምቁበት ሀዘን እና ደስታን የያዘ የአኗኗር ዘዴ ነዉ።

ፖለቲካ የዘር ፖለቲካ ብሔር የሚበዛበትን የተለያየ የብሔር አይነት ባለበት ሀገር ዉስጥ ብሔሮች ራሳቸውን ወክለው ለማስተዳደር የሚመርጡት የፖለቲካ እና የአደረጃጀት ሂደት ነው::

ምግብ ፤ዶሮ ወጥ፦ ዶሮ ወጥ ከምግብ አይነቶች አንዱ ሲሆን የዶሮ ወጥ በኢትዮጲያ ውስጥ በጣም ተወዳጅና ታዋቂ ከሆነ ምግብ አይነቶች አንዱ ነው። የዶሮ ወጥ ለመስራት የዶሮን 12 ብልት ማወቅ ይጠበቅብናል።

ማህበረሰብ እና ቤተሰብ ማህበረሰብ እና ቤተሰብ ለሰዉ ልጅ አኗኗር አስተዳደግ ላይ ተጽኖ የሚፈጥሩ ስብስቦች ናቸው። ቤተሰብ አንድ ሰው በውስጡ የሚያድግበት ነው ።

እፅዋት የሚሚ ዛፍ:- የሚሚ ዛፍ ከእፅዋት አይነቶች አንዱ ሲሆን የተለየ ዉበት ያለዉ እና በበጋ ለጥላነት የሚዉል አረንጓዴ ቀለም ያለዉ ደስ የሚል የዛፍ አይነት ነዉ።

ህግ አስከባሪ የፌደራል ፖሊስ:- የፌዴራል ፖሊስ ከህግ አስከባሪና ከፖሊስ አይነቶች አንዱ ሲሆን በመንግስት የሚዋቀርና በአብዛኛው ጊዜ የክልልና የዋና ከተማ ላይ የሚንቀሳቀስ የህግ አስከባሪ ነው።

አትክልትና ፍራፍሬ ሃብሃብ። ከአትክልትና ፍራፍሬ አይነቶች አንዱ ሲሆን በመጠኑ ተለቅ ያለ፣ ዱባን የሚመስል ፣በውስጡ ከፍተኛ የውሃ መጠን ያለው፣ ጣፋጭ ፍራፍሬ ነው።

ኤሌክትሮኒክስ የኤሌክትሪክ ምደጃ ከኤሌክትሮኒክስ መሳሪያዎች ውስጥ ሲሆን ለማብሰልና እንደዚሁም ሙቀትን ለማግኘት ይጠቅማል።

ታሪክና መልክዓ ምድር መልክዓ ምድር ማለት የአንድና አካባቢ የመሬት አቀማመጥ የወንዞች አፈሳሰስ እና ያለውን የአየር ንብረት የምንገልዕበት የስነ ምህዳር የጥናት ዘርፍ ነው።

በፀሐይ ብርሃንና በውሃ በመታገዝ በአፈር ውስጥ የሚበቅሉ የተፈጥሮ ውጤቶች

መጓጓዣ እና ተሽከርካሪ ባቡር ከመጓጓዣ እና ከተሸከርካሪ ውስጥ አንዱ ሲሆን በጣም ረዘም ያለ እና ብዙ ተሳፋሪዎችን እንዲሁም ብዙ ቁሶችን ጭኖ የመጎ የሚንቀሳቀስ የቴክኖሎጂ እና የመጓጓዣ አይነት ነው።

ሙዚቃ ባህላዊ ሙዚቃ ባህልን ያማከለ በማህበረሰቦች መካከል ለመዝናናት የሚደረግ የተለያዩ የሙዚቃ መሳሪያዎችን በመጠቀም በዓላትን ለማክበር የሚደረግ የሙዚቃ አይነት ነው።

ፋሽን፦ የአለባበስ ፋሽን፦ አለባበስ ፋሽን ከተለያዩ የዓለም ዘርፎች የተውጣጡ ጊዜና ዘመን አመጣሽ ስታይሎችን መጠቀም እና መልበስ ነው

ማህበረሰብና ቤተሰብ የሐመር ማህበረሰብ፤ የሐመር ማህበረሰብ በደቡብ ክልል ዞን የሚገኝ የማህበረሰብ ክፍል ሲሆን የራሳቸው ያለባበስ፣ ያኗኗርና የአመጋገብ ስርዓት ያላቸው የማህበረሰብ ክፍሎች ናቸው።

መሰረተ ልማት፦ የህክምና ተቋማት፦ የህክምና ተቋማት ለማህበረሰብ የሚያስፈልጉ መሰረተ ልማቶች ሲሆኑ ጤናን ለመጠበቅ እንደዚሁም ደግሞ የትውልድን ጤናማ ሁኔታን ለማቀጠል የሚጠቅሙ ናቸው።

መጣጦች ጠጅ ጠጅ ከማር የሚዘጋጅ የመጠጥ አይነት ሲሆን ለተወሰነ ቀን ካድኖ በውሃ በጥብጦ በማስቀመጥ የአልኮል መጠኑ ከፍም ለመጠጥነት የሚውል ነው።

ጫማዎች ታኬታ ጫማዎች :- ታኬታ ጫማዎች ለእግር ኳስ ጨዋታ በልዩ ሁኔታ ተዘጋጅተዉ የሚቀርቡ ሲሆኑ ተጫዋቾች እንደልባቸዉ ኳስን ለመቀበል ለመሮጥ እንደዚሁም ለመቀሳቀስ የሚመቹ ጫማዎች ናቸዉ።

ጌጣጌጥ ጌጣጌጥ የአንገት ሀብል ጌጣጌጥ ውስጥ የሚመደብ ሲሆን በብዙ ሰዎች ዘንድ ተወዳጅ እና ከወርቅ ከብር የሚሰራ የአንገት ላይ ሰንሰለት ነው። የአንገት ላይ ሀብል በብዙ አይነት ቅርጽ እና በብዙ ዓይነት ቁሶች የሚሰራ ጌጣጌጥ ነው።

ጉዞ ቱሪዝምና ስደት ቱሪዝም ከሀገር ወደ አንድ ሀገር ሰዎች እየተንቀሳቀሱ ከቦታ ቦታ እየተንቀሳቀሱ የተለያዩና ፈጥሯዊ እና ሰው ሰራሽ የሆኑ ቦታዎችን ለመጎብኘት የሚያደርጉት ጉዞ ነው ::ቱሪዝም ለሀገር እድገት ለተለያዩ የገቢ ምንጮችን ያመጣል ::

ማሸኖች ማሸኖች የሰውን ልጅ የስራ ሂደት ለማቀላጠፍና ለማገዝ ልጆች ሊሰሩ የማይችሉ ነገሮችን ለመስራት የተሰሩ ሲሆኑ ማሸኖች ብዙ አይነት ማሸኖች አሉ። የግንባታ ማሽኖች የህክምና ማሽኖች ለምሳሌ መጥቀስ እንችላለን።

ጌጣጌጥ ፤ ሰአት፣ ሰአት የእጅ ሰአት ከጌጣጌጥ አይነቶች አንዱ ሲሆን ሰዎች ከሰአት መቁጠሪያነቱ ባለፈ እንደ ጌጣጌጥነት ይጠቀሙታል።

ጌጣጌጥ ጌጣጌጥአምባር ከጌጣጌጥ አይነቶች መካከል አንዱ ሲሆን ባህላዊ በሆኑ መንገዶች የሚሠራ ከነሐስ፣ ከብር እንድሁም ከወርቅ ለማስጌጥ እና ለማስዋብ የሚሰራ የጌጣጌጥ አይነት ነው።

ማስታወቂያ የስራ ማስታወቂያ የተለያዩ የስራ ዘርፎችን ክፍት ቦታዎችን ድርጅቶችም ሆነ የመንግስት ተቋማት ሰውን ለመቅጠር ሲፈልጉ የሚያወጡት የስራ ማስታወቂያ ነው ።

መሠረተ ልማት ፦ መንገድ፦ መንገድ ከመሠረተ ልማቶች ውስጥ አንዱ ሲሆን ሰዎች ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ የሚያስፈልጋቸው ልዩ የሆነ መሠረተ ልማት ነው። መንገድ መንገድ ይለያል።

ስነ ህንጻ የቦታን አደረጃጀትና የቁሳቁስን ምርጫ በጥንቃቄ በማጤን ምቹና ቀልጣፋ አካባቢዎችን ይፈጥራል፤ ግንባታ ደግሞ እነዚህን ሀሳቦች በተግባር ያሳያል

ማስጌጥ ፤ ማስጌጥ ፣ ማስዋብ፣ ማሳመር የሚሉትን ቃላቶች በውስጡ የያዘ ሲሆን አንድን ነገር ለማስጌጥ በከለር ወይም የተለያዩ ማቴሪያሎች ተጠቅሞ በመለጣጠፍ ውበትን መጨመር እና ማሳመር ነው።

መጽሐፍት መፅሔትና ጋዜጣዎች መጻሕፍት የልጆች ዓለም የልጆች የዓለም ከልቦለድ መጽሐፍቶች አንዱ ሲሆን ፤ የሕፃናት ተረቶችን አካቶ የያዘ የህፃናት መጽሐፍ ነው።

ግብርና ግብርና ከብት ማድለብ ከግብርና አይነቶች አንዱ ሲሆን የከብት አይነቶች ለስጋ እና የተለያዩ የወተት ተእፅዖ ወይም ደግሞ የተለያዩ ከብቶችን በመለየት ማድለብ ወይም ማቅረብ ነው።

እጽዋት፤ ግራር፦ ግራር እጽዋት አይነቶች አንዱ ሲሆን በሳቫና የሳር ምድሮች ላይ የሚበዛና እሾሃማ የሆነ የእጽዋት አይነት ነው። ግራር ለተለያዩ እንስሳት እንደ ምግብ ያገለግላል።

መጓጓዣ እና ተሽከርካሪዎች የሰው ልጆች እራሳቸውን እና የተለያዩ ሰዎችን ከቦታ ቦታ የሚንቀሳቀሱ ባላቸው ፈጠረዎች እና ነገሮች ናቸው።

ዜና ሰበር ዜና ሰበር ዜና፦ ሰአቱን ሳይጠብቅ ድንገተኛ የተፈጠሩ ነገሮችን ለማህበረሰብ ለማድረስ ወቅቱን ሳይጠብቅ የሚደረግ የዜና አቅርቦት ሲሆን መረጃውን ሁሉም ሰው በፍጥነት እንድሰማ ለማድረግ የሚደረግ የዜና አይነት ነው።

የሕግ አገልግሎት ለዜጎች ፍትሃዊ በሆነ መንገድ ፍትሕ የማግኘት መብታቸውን የሚያረጋግጥ መሠረታዊ አገልግሎት ነው

ተፈጥሮና አካባቢ ጣና ሐይቅ ጣና ሐይቅ ልዩ እና ተፈጥሮአዊ የሆነ በጣም በኢትዮጵያ ትልቁ ሐይቅ ነው። ጣና በባህር ዳር ከተማ የሚገኝ እና ልዩ የቱሪስት መስህብን የሆነ ቦታ ነው።

ስፖርት ሩጫ ሩጫ፦ ከስፖርት አይነቶች ውስጥ አንዱ ሲሆን ራስን፣ ጤናን ለመጠበቅ ወይም ደግሞ ለውድድር ለተሳትፎ ሲባል የሚደረግ የስፖርት አይነት ሲሆን ሩጫ በብዙ አይነት ሊካሄድ የሚችል ስፖርት ነው።

ጥበብ እና ባሕል የሴት ልጅ ግርዛት የሴት ልጅ ግርዛት በሳይንሱ እንደሚባለው ከሆነ ከጎጂ ባህሎች መሀከል አንዱ ነው። የሴት ልጅ ግርዛትን የሴት ልጅ የወለድ ስርዓት ያዛባል።

መሠረታዊ አገልግሎት፦ የመብራት አገልግሎት ፦የመብራት ሀይል አገልግሎት ከመሠረታዊ አገልግሎቶች ውስጥ አንዱ ሲሆን ማህበረሰቡን የመብራት ሀይል ተጠቃሚ ለማድረግ በመንግሥት ደረጃ የሚሰጥ ነው።

ታዋቂ መሪዎች አባቶች ከታዋቂ መሪዎችና አባቶች መካከል ታዋቂ መሪ የሆነዉ የዘመናችን ተጽዕኖ ፈጣሪ መሪ ቭላድሚር ፑቲን የሩሲያው ፕሬዚዳንት ናቸው። ቭላድሚር ፑቲን

ማስታወቂያ ማስታወቂያ ማለት ሰዎች የሚፈልጉትን ነገር ለማስተዋወቅ የሚጠቀሙበት የገለጻ ሂደት ነው ።ማስታወቂያ ብዙ አይነቶች ያሉት ጉዳይ ነው።

ፋሽን የጫማ የልብስ እንደዚሁም የአመጋገብ ፋሽን በመባል አለ ። ፋሽን ዘመን አመጣሽ ነገሮችን መከተል ሲሆን ፋሽን አዳዲስ ነገሮችን መልበስ አዳዲስ ነገሮችን መመገብ እና ማየትን ያካትታል ።

አርማ መለያ መለያ 1 ማኅበረሰብ ይወክለኛል ብሎ ያሰበውን ምልክት በማድረግ አርማዬ ይሄ ነው ብሎ በተለያየ ቀለም የሚያዘጋጀው መለያ ነው።

ህግ አስከባሪ ደንብ አስከባሪ ደንብ አስከባሪ ከህግ አስከባሪዎች መካከል የሚመደብ ሲሆን በተለያዩ ተለቅ ተለቅ ባሉ ከተማዎች ላይ ግን ለማስከበር የሚቀመጡ ሚኒሻዎች ናቸው።

ንግድና ግብይት ንግድና ግብይት በሰዎች የእለት ተለት የህይወት ኑሮ ሁሌም የማይቀሩ ሲሆኑ አንዱ ሲሸጥ አንዱ ይገዛል። ንግድና ግብይት የምንለው የእቃ መለዋወጥ የገዘብ መለዋወጥ ሰዎች ተሰባስበው የሚያደርጉት ሁኔታ ነው።

ሃይማኖት ሃይማኖት ማለት ሰዎች ነፍሳቸውን ለማዳን ሲሉ በየአስተማሪዎቻቸው መሠረት የሚከተሉት የህይወት ጎዳና ነው። ሃይማኖት በብዙ አይነት መንገድ ሊገለፅ ይችላል። በአኗኗር፣ በአመጋገብ፣ በተለያዩ መንገዶች ሊገለጽ ይችላል።

ታዋቂ መሪዎች አባቶች መሪዎች ዶላን ትራምፕ ትራምፕ በጣም ታዋቂ የሆነ የአሜሪካ መሪ ሲሆን ሰዎችን በማወዛገር የሚታወቅ የአሜሪካ መሪ ነው።

ትምህርት መደበኛ ትምህርት መደበኛ ትምህርት፦ ልጆች ለትምህርት ከደረሱበት ሰአት ጀምሮ እስከ ለስራ ብቁ እስከሚሆኑ ድረስ በህይወታቸው የሚያደርጉት የትምህርት የአሰጣጥ ስርአት ነው።

መጠጦች ቦርዴ በተለያዩ ማህበረሰብ አካላት የሚዘጋጅ ባህላዊ መጠጥ ሲሆን ከዳቦ መሰል ነገር የሚዘጋጅና እንደ ሌሎች እንደ ጠላህ ተጥሎ ከዛ በኋላ ለመጠጥነት የሚውል ነው።

ታሪክ እና መልክዓ ምድር ፦ መልክዓ ምድር ፦ የአምባ ምድር ፦ አምባ ምድር ከመልከአ ምድር አቀማመጦች ውስጥ አንዱ ሲሆን ከታች እንደ ተራሮች ወጣ ብሎ ከላይ ሜዳማ ያቀማመጥ ሁኔታ ያለው መልክዓ ምድር ነው ።

ማህበረሰብ እና ቤተሰብ የአውራምባ ማህበረሰብ የአውራምባ ማህበረሰብ በስራ ባህላቸው የሚታወቁ በኢትዮጵያ ውስጥ ካሉ እንቁና ተወዳጅ የማህበረሰብ አይነቶች ውስጥ ናቸው በአውራምባ ማህበረሰብ የስራ ክፍፍል ጾታን አይለይም።

ዜና ፦ ሰበር ዜና ፦ ሰበር ዜና ማለት ወቅቱን ያልጠበቀ ድንገተኛ ነገር ሲፈጠር ለሰዎች ለማድረስ የሚደረግ የዜና አይነት ነው ። ሰበር ዜና ብዙ ዓይነት ኮንትንት ሊኖረው ይችላል ።

ስራ የጫማ ስራ የጫማ ስራ ጫማ በማምረት እና ለተጠቃሚዎች በማከፋፈል የሚሰራ የስራ አይነት ሲሆን ጫማን ከብዙ ዓይነት ቁሳቁሶች በማዘጋጀት ተደራሽነቱን ማስፋት ነው ።

ሃይማኖት የእስልምና ሃይማኖት የእስልምና ሃይማኖት በአብዛኛው የአለም ክፍል የሚገኝ የእምነት አይነት ሲሆን በአብዛኛው አረብ ሀገራት ላይ በስፋት ተከታዮች ያሉት የእምነት አይነት ነው።

ማህበራዊ ሚድያ ፌስቡክ፦ ፌስቡክ ከማህበራዊ ሚዲያዎች ውስጥ አንዱ ሲሆን የተለያዩ ልጥፎችን፥ የተለያዩ ዜናዎችና መረጃዎች የሚለቀቁበት ፥ ሰዎች ስሜታቸውን የሚገልጹበት ፥ የማህበራዊ ሚድያ አይነት ነው።

መሰረታዊ የአገልግሎት መሰረታዊ የአገልግሎት የሰው ልጆች በዕለት ተእለት ኑሯቸው ላይ የሚያስፈልጓቸውን እና ወሳኝ የሆኑ ነገሮችን ለመግለጽ የምንጠቀመው ቃል ሲሆን ከመሠረታዊ አገልግሎቶች ውስጥ የውሃ አገልግሎት ፣የመብራት፣ የመንገድና የህክምና አገልግሎት ይገኙበታል።

ህግ አስከባሪ ፦ ህግ አስከባሪ ህግን ለማስከበር የተቋቋሙ አካላትን የሚይዝ ሲሆን ማንኛውም ቦታ ላይ ህግ ሲጣስ እና በደል ሲደርስ ህግ አስከባሪዎች ያንን ነገር ለማስተካከል ጥረት የሚያደርጉ ሰዎች ናቸው ።ህግ አስከባሪ አካል ብዙ ተግባራት አሉበት ።

አርማ ፦ አርማ ወይም ምልክት ፦ አርማ ወይም ምልክት አንድ ድርጅት ወይም ተቋም ይወክለኛል ያለውን ምልክት የሚጠቀምበት እና ከሌሎች ድርጅቶች ለመለየት የሚጠቀመው ምልክት ነው አርማ ብዙ አይነት አለው ።

ንግድና ግብይት የሰሊጥ ንግድ የሰሊጥ ንግድ የሰሊጥን እህል ከአንድ ቦታ ወደ አንድ ከአምራች ወደ ተጠቃሚ ለማድረስ የሚደረግ የንግድ ዓይነት ነው ።

መዝናኛ እና መናፈሻ ፦ ከመዝናኛ እና ከመናፈሻ ቦታዎች አንዱ የሆነው የባህር ዳርቻ ሲሆን እንደ ጣና ያሉ ሐይቆች ላይ ዳር ላይ በመሆን ትኩስ አየር ፣ ንጽህ አየር እየወሰደን የሚንናፈስበት

ቤት ፦ ቤት ከመሰረታዊ ፍላጎቶች ውስጥ አንዱ ነው ። የሰው ልጅ በቤቱ ውሰጥ የተለያዩ ተግባራትን የእለት ተዕለት ኑሮውን እንደ ማረፊያም ፣ ቤተሰብ እንደመመስረቻ ይጠቀመዋል ።

የሱፐር ማርኬት ምርቶች መኮረኒ መኮረኒ ከሱፐር ማርኬት ምርቶች አንዱ ሲሆን ልጆች የእለት ተእለት ፍጆታቸውን የሚገዙበትና የሚመገቡት አይነት ምግብ እና ሱፐር ማርኬት ምርት ነው።

ግብርና ፦ የዶሮ እርባታ ፦ የዶሮ እርባታ ከግብርና አይነቶች አንዱ ሲሆን በውስጡ ብዙ ዶሮዎችን በማርባት እንቁላል እና የስጋ ምርትን ለማግኘት የሚደረግ የግብርና አይነት ነው ።

ዕጽዋት ባህርዛፍ ባህርዛፍ ከእጽዋት አይነቶች አንዱ ሲሆን ለቤት መስሪያና እንድሁም ደግሞ ለተለያዩ ግንባታዎችን ለማከናወን ስንፈልግ ቀጥ ያለ እንጨት በመሆኑ የሚመረጥ የእጽዋት አይነት ነው። ባህርዛፍ ውሃን በጣም የሚፈልግ ተክል ነው።

ምግብ ሽሮ ወጥ ሽሮ ወጥ ከወጥ አይነቶችና ከምግብ አይነቶች አንዱ ሲሆን በኢትዮጵያ በጣም ተወዳጅና የእለት ተእለት ምግብ የሆነ በቤት ውስጥ አንዱ ሽሮ ወጥ ነው። ሽሮ ከአተርና ከተለያዩ ጥራጥሬዎች ይዘጋጃል።

የቤት እና የዱር እንስሳት ድመት ድመት የሰው ልጆች በሚኖሩበት አካባቢ አይጥ ሲያስቸግራቸው እንደዚሁም ደግሞ የቤት እንስሳ ማላመድ ሲፈልጉ የሚያሳድጉት የቤት እንስሳ አይነት ነው።

ጸጉር የብብት ጸጉር የብብት ጸጉር ብብት ላይ የሚወጣና በየጊዜው የሚያረጅ ነገር ግን መጠኑ በጣም እንደሌላው የሰውነት አካል ጸጉር በጣም የሚበዛ አይደለም የብብት ጸጉር ቶሎ ቶሎ መላጨት አለበት።

ፖለቲካ የብሔር ፖለቲካ የብሔር ፖለቲካ ህዝቦች በብሔራቸው የሚደራጁበት የፖለቲካ እና የስልጣን አረካከብ ሂደት ሲሆን የብሔር ፖለቲካ ብዙኀነት እላለሁ ሀገር የሚሆን የፖለቲካ አይነት

ልዩ ልዩ መሳሪያዎች የህክምና መሳሪያዎች፤ የህክምና መሳሪያዎች ልዩ ልዩ መሳሪያዎችን የያዙ እንደ መቀስ እንደ ቢለዋ ያሉ ፋሻ የተለያዩ የቆዳ መስፊያ መሳሪያዎችን የያዘ ነው።

ማህበረሰብ እና ቤተሰብ ማህበረሰብ ማለት አንድ ሰው ተወልዶ አድጎ ባህሉን ወርሶና ተላብሶ ኑሮን የሚመሰርትበት የአንድ አካባቢ የሰዎች ስብስብ ነው።

ስፖርት፦ ሩጫ ሩጫ ከስፖርት አይነቶች አንዱ ሲሆን ለውድድርም እንደዚሁም ደግሞ ጤናን ለመጠበቅ የሚደረግ የስፖርት አይነት ነው። ሩጫ ብዙ አይነትና ብዙ ርቀት የመጓዝ ሁኔታ ነው።

ማሽኖች የቡና መፍጫ ማሽኖች የቡና መፍጫ ማሽኖች ቡና ተቆልቶ ለመጠጥነት ከመዋሉ በፊት ወደ ዱቄትነት ለመቀየር የምንጠቀምባቸው ተለቅ ያሉም ይሁን አነስ ያሉ በቤት ዉስጥም በፋብሪካ ደረጃ የሚገኙ ማሽኖች ናቸው።

ጉዞ ቱሪዝምና ስደት ጉዞ ብዙ ሰዎች በቡድንም ሆነ በተናጠል ከአንድ ቦታ ወደ ሌላ ቦታ የሚያደርጉት እንቅስቃሴ ሲሆን በጉዟቸው ላይ ለሚያጋጥማቸው ነገሮች ዝግጅት አድርገው ይወጣሉ።

መጓጓዣ እና ተሽከርካሪ (ብስክሌት)፦ ብስክሌት ከመጓጓዣ አይነቶች አንዱ ሲሆን ምንም አይነት ነዳጅ ምንም አይነት የኤሌክትሪክ ሀይል የማያስፈልገው በሰው ልጅ ጉልበት ብቻ ጉዞን ለማፋጠን የሚያገለግል የመጓጓዣ አይነት ነው።

ተፈጥሮ እና አካባቢ ተራሮች ተራሮች ከተፈጥሮ አካሎች ሲሆኑ ተራሮች ሰንሰለታማ አቀማመጥ ያላቸው ወይም ደግሞ የአምባ ምድር አይነት አቀማማጥ ያላቸው ከምድር ወደ ላይ ወጣ ያሉ ተፈጥሮዎች ናቸው።

ጥበብና ባህል ኀዘን ሰዎች ሀዘን በሚያጋጥማቸው ጊዜ በአእላቸውን ጠብቀው ሐዘናቸውን የሚጠቃቀሙበት እና የሚተጋገዙበት ባህላዊ አካሄድ ነው።

ቤትና መኖሪያ ቤት የጋራ መኖሪያ ቤቶች ሰዎች ተደራጅተው ብር ሲቆጥቡ ቆይተው ግንባታቸውን ሲጨርሱ በጋራ ለመኖር የሚሰባሰቡበት የጋራ መኖሪያ ቤት ሰፈሮች ናቸው።

ፋሽን ፋሽን ማለት እንደየዘመኑ የመጣን አለባበስ አመጋገብ እንድሁም ደግሞ አኗኗር መከተል ማለት ሲሆን ዘመን አመጣሽ ነገሮችን ሰዎች በፍጥነት ይቀባበሏቸዋል።

ማስታወቂያ የጨረታ ማስታወቂያ የተለያዩ ጫራታዎችን የተለያዩ የመንግት እና የግል የተያዙ ንብረቶችን ለመሸጥና ለገበያ ለማውጣት የሚጠቀሙበት የሚደረግ የማስታወቂያ አይነት ነው።

ተፈጥሮ እና አካባቢ፤ ሊማሊሞ፤ ሊማሊሞ ተራራ በሰሜኑ የኢትዮጵያ ክፍል የሚገኝ ተራራ ሲሆን

የፅህፈት መሳሪያ ደብተር ከፅህፈት መሳሪያወች ውስጥ አንዱ ሲሆን ፅሁፍን ለመፅፍ እንደ ወረቅ ሁኖ በማገልገል ብዙ የወረቀት ክምችቶች ያሉበት ባለመስመርም ሊሆን ይችላል ልሙጥ ወረቀትን የያዘ የፅህፈት መሳሪያ ነው።

ፖለቲካ፦ ፖለቲካ የአመራር ብስለትን፣ የአመራር ጥበብን እንደዚሁም ደግሞ ከህዝብ የሚገኘውን ፍቅር ወደ አስተዳደራዊ ሂደት በማምጣት የሚደረግ ስነ ጥበብ ነው።

ጫማዎች የቆዳ ጫማዎች የቆዳ ጫማዎች ከተለያዩ የእንስሳት ቆዳዎች የሚዘጋጁ የጫማ አይነቶች ሲሆኑ የተለያዩ መጠንና የተለያዩ ጥንካሬ ያላቸው የተለያየ ቀለም ያላቸው ናቸው።